እኒህ ጎጆዎች በላስታ ላሊበላ አብያተ ቤተክርስቲያን ዙሪያ አካባቢ ለምዳኛነት ይገገለገሉ የነበሩ በጣም ከቅዱስ ላሊበላበት ግዜ ጀምሮ የዶሮ የነበሩ የማህበረሰቡ መኖር በባህላቸው ደረጃ አላቸው።

ይህ መሰረታዊ አገልግሎት እንግዲህ የቀይ መስቀል አገልግሎት የተለያዩ የመሣሪያዎችን እየወረደ ከመኪና ላይ እያወረደ የሚያሳይ ምስል ነው። ለአድራጎት የሚል ዓይነት መሣሪያዎች ናቸው ብዙ ጊዜ የሚሆኑት ።

የምስል ተማሪዎች በላይብረሪ ውስጥ ቁጭ ብለው በላይ ውስጥ እየተወያዩ እያጠኑ የሚያሳይ ምስል ነው ይህ ምስል እንግዲህ እውቀቶችን እየተወያዩ ሼር እያደረጉ ያሉ ይመስላል።

ይህ ቅዳሜ ቢራ በመባል የሚታወቀው እንደሚታወቀው በዋጋው ከሌሎች ረከስ ያለ እና ተወዳጅ ቢራ ነው። እና ይህ ቢራ በገበያ ላይ በስፋት እየተሸጠ ያለ ቢራ ነው። ቅዳሜ ቢራ ማለት ነው።

ይህ የግብርና ምርት የሽንብራ ምርት ይመስላል የሽንብራ ምርት በጣም ተወዳጅ የሆነ እና ፍሬውን የሚችል ገበያ ላይ ሊወጣ የሚችል ምርት ነው።

ይህ ስራ በአዲስ አበባ የተለመደ ሲሆን የከሰሎችን በካሬታ በመጫን ሰፈር ለሰፈር በማዞር ለማህበረሰቡ ተደራሽ እንዲሆን ከሰልን የሚሰሩ ሰወች ይህን ስራ ይሰራሉ በዋነኝነት።

የቤት እቃ ዋንጫዎች እና የተለያዩ ማድጋዎች በአንድ ላይ ተሰብስበው የሚያሳይ ምስል ነው። ይህ እንግዲህ በኢትዮጵያ በማንኛውም ቤት ውስጥ ሊኖሩ የሚችሉ የቤት እቃዎች ናቸው።

ይች ስል ላይ የቶ ዘለከቷት የአርቲስት ቴሊያፍሮ ቢስት አጭአውጪ ደብታወቀው በባስታውቂ ውስ በተለያዩ የአርቲስት ዕዳ የተለያዩ የፊድብልዳ ድራባ ባስታወቂዎች ውስጥ ትልቅ ተስጽሩ በብጣቂጫ ያለች ሴትሬች

ምርጫ ምርጫ የተለያዩ የፖለቲካ ፓርቲዎች ለራሴ ወንድ ምርጫ በየሱሰ የሚካሄድ ነው ስርዓት ላይ ያተኮረችውን በጣም አሪፍ ፓርቲ ነው

የአክስኩ ሃውልድ ሲሆን ይህ አክስ ሃውልድ ህደብ ይታወቀው በጣብ በእርዝበቱ በጣብ ትልቅ የወደ ሃውልትረው ይህ ሀውልድ የእደተሰባበረው ቢታወቀው በልግስት ሌሊ አዋካጅ ደትረው ልግስት ሌድ በባራክ ሂደቱ የተደሳ ህደጣለቸው እዳ እደሰበረቸው ቢታወቃል

ይህ የሙዚቃ አቀናባሪ ኤልያስ መልካ ይባላል በጣም ተወዳጅ የሆኑ እና በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ተጽዕኖ መፍጠር የቻለ የሙዚቃ አቀናባሪ ነው ይህም ብዙ ከሽ በላይ ሙዚቃዎችን እንዳቀናበረ ይነገርለታል።

ይህ የግብር እና ምርት የንብ ቀፎ ይባላል ይህም የንቦች በማርባት የማር ምርት እድትሰጣቸው የሚያደርጉበት ሂደት ነው ይህም ያለ ያለ ምንም ወጭ ገቢ ምናገኝበት የንግድ ዘርፍ ነው።

ይህ ስራ በገጠራማ አካባቢ እህል መውቃት ይባላል። እህል መውቃት ማለት አድህል ታጭዶ ከተከበረ በኋላ ገለባውን ከፍሬው ለመለየት የሚደረግ የግብር ሥራ ነው። ይህም እንግዲህ የተያዩ ጤፎች ዘረቶች እና ስዴዎች በዚህ በልኩ ነው። ከገለባቸው እሚለዩት

ይህ የህትመት ስራ አገልግሎት ሲሆን ይህ የህትመት ስራ አገልግሎት በጣም በሰፊው ያለ የትምህርት ስራት አገልግሎት ይህም የተለያዩ ቀለም ባነሮችንና ስቲከሮችን እያደረገ የሚያሳይ ምስል ነው።

ይህ በአማራ ክልል በአዊ የመስተዳር ዞን ባህላዊ የሆነው የአቪዞን ባህል ነው ይህ አቪዞን የራሳቸው የሆነ ጥረሃ ያሶስት የሚከበር ባህል አላቸው እነዚህ ማህበረሰቦች የሆነው የራሳቸው ውዝዋዜ እና የራሳቸው የሆነ ቋንቋ ያላቸው ማህበረሰቦች ናቸው።

ይህ በእንጦጦ ብሄራዊ ፓርክ ገውበኢትዮፒያ የተገንባው ትልቁ የአንድርነት ብሄራይ ፓርክ ነ ይህ ፓርክ እንደሚታወቀው ሙሉ 1ዲ7 ከላይሆን መልከት ምንጂል በት በጣም ቡብ ሆነ የቱሪስት መስርብ ሊጎበኝ የሚገባው የቡብ ሆነ የኢትዮፒያ ኖው መናፈሻ ነው፡፡

የዶሮ ወጥ ነው ይህ የዶሮ ወጥ የሚዘጋጀው ከዶሮ እና ከእንቁላል ነው ይህ ለኢትዮጵያ በጣም ተወዳጀ የሆነ ምግብ ነው ይህ ምግብ በተለይ ጊዜ በፋሲጋ አካባቢዎች የተለመደ አይነት ምግብ ነው።

ይግ በባህር ዳር እየተገረባ ያለው ትልቁ ስታዲየ ብረሁ ይህ ስታድየብ ከተጠረቀቀ በኋላ የተለያዩ የአሀገራ አቀፍ ጨዋታውችን ያስተናገዳል ተብሎ የሚጠበቅ ስታድየ ብረው ይህ ስታድየብ አቅርባያጫው በባህር ዳር ይገያል፡፡